የፀጉር ስርየት እንደ ባህላችን የተለያየ አይነት የፀጉር ስሬት አለ ማለት ነው በጎንደር አካባቢ ጸጉራቸውን በጉብታ ይሰራሉ ማለት ነው ከአምስት የሚሰሩ ሲሆን ያ የሚያመለክተው የአፄ ቴዎድሮስን የሹሩባ ነው ማለት ነው እጅግ በጣም የሚያምር የፀጉር አሰራር ነው።

የፕሮቴስታንት እምነት ተከታዮች የራሳቸው የሆነ የእምነት ስፍራ አላቸው ማለት ነው ወይም ደግሞ ቸርች ብለው የሚጠሩት ማለት ነው ሀይማኖታቸውን ለማስከበር ወይም ደግሞ ጸሎታቸውን ለማድረስ ወደዛ ቦታ በመሄድ ይገለገሉበታል ማለት ነው እጅግ በጣም ደስ የሚላቸው ቦታ ነው ማለት ነው።

የጋምቤላ ማህበረሰቦች የራሳቸው የሆነ የአለባበስ የአመጋገብ እና የተለያየ ስነ ስርዓቶች ያላቸው ናቸው ማለት ነው ከሌሎች የሚለዩቸው አይነቶች አለባበስ ወይም ደግሞ አኗኗር አላቸው ማለት ነው በአብዛኛው ደግሞ ይህ ነው የሚባል ሃይማኖት የማይከተሉ መሆናቸውን እናምናለን።

ቴሌቪዥኖች በቤታችን ውስጥ ሆነን የተለያዩ ዜናዎችን እና የተለያዩ የመዝናኛ ፕሮግራሞችን የምንስማማባቸው ናቸው ማለት ነው። የሰው ልጅ እንዳይደብረውና በቤት ውስጥ በሚሆንበት ጊዜ እንዲዝናና የሚያደርገው ነው ማለት ነው።

ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሲሆኑ የተለያዩ ራዎችን በመስራት ላይ የሚገኙ ታላቅ አባት ናቸው ማለት ነው መሪ ናቸው ማለት ነው። እና በሀገራችን ውስጥ የተለያዩ የሰላም እንዲሰፍን የሚሰሩ የሚሰሩት ስራ ለማለት ነው የተለያዩ ተፈጥሮንም እየሰሩ ይገኛል።

የቅርጫት ኳስ በቡድን የሚደረግ ስፖርታዊ ጨዋታ ወይም ውድድር ነው። ይህም በአንድ ቡድን ውስጥ ስድስት ወይም አጠቃላይ አስራ ሁለት ሰው ሁነው የሚጫወቱት ሲሆን በአብዛኛው ደግሞ ረጃጅም ሰዎች እንዲጫወቱት የሚመከር የጨዋታ አይነት ነው።

በካፌዎች ውስጥ ፕሮግራሞችን ልናስኬድ እንችላለን ቀለል ያለ የልደት ወይም ደግሞ የምርቃት ፕሮግራምን ለጓደኞቻችን ደስ ለማሰኘት ልናካሂድበት እንችላለን ማለት ነው። የተተለያዩ ምግብ እና መጠጦችን በማዘዝ።

የተለያዩ ተፈጥሮና ተፈጥሮ ያልሆኑ አበባዎችን በመጠቀም ቤታችንን ማስዋብ እንችላለን። ያንንም ድኮር በመስራት ነው ማለት ነው። የተለያዩ ቀለማቶችን ዝብረቅርቅ 1 ላይ በማስቀመጥ በጣም እጅግ እጅግ የሚያምር ዲግሪሽን መስራት ማለት ነው ማራኪ የሆነ ዲዛይን እንዲኖረን።

በተለያዩ አካባቢዎች እጅግ የሚያምርና ተፈጥሮን እንመለከታለን አንድ አካባቢዎች እስር የለበሰ መልክዓ ምድር በጣም የሚያማምሩ ዛፎች አሉበት እና ለመኖር በጣም የሆኑ ቦታዎች ተፈጥሯዊ አካባቢዎች አሉ

የተለያየ ቀለም ባላቸው ክር ቤተሰቡ ስፌቶች የተለያዩ ቤቶችን እና ሌላዎችን ቦታዎች ለማስዋብን ማለት ነው። እጅግ አሪፍ የሆኑትን ለማስዋብ በጣም አስፈላጊና በጣም ደስ የሚሉ የሲቪል አይነቶች ናቸው።

የሀገራችን መከላከያ ሠራዊቶች በአገራችን ሰላም እንዲሰፍንና መረጋጋት እንዲኖር የሚያገለግሉ የሰላም አስከባሪ ወይም ደግሞ በሀገራችን ውስጥ በጣም አስፈላጊ የሆኑ የህግ አስከባሪ አይነቶች ናቸው።

ሴቶች እየተከፋፈተና አጭር የሆነ ቀሚስን ይለብሳሉ እሱም በአሁኑ ሰዓት ያምርብናል ብለው አስበው እንደ ፋሽን ተጠቅሞው የሚለብሱት ነው ማለት ነው ለነሱ እንደሚያምርባቸው እና በጣም ሳቢ ሆነው እንደሚታዩ የሚመስላቸው አይነት አለባበት ነው።

በሀገራችን የከፍተኛ ትምህርት ተቋማቶች ውጤት የመጠላቸውን ተማሪዎች በነጻ በማስገባት ወደ ዩኒቨርሲቲ ማለት ነ የነፃ አገልግሎት እየሰጡ ትምህርት እንዲያገኙ ያደርጓቸዋል ማለት ነው ይህም ደግሞ ለመህበረሰቡ ጉልበት እና አቅም ገንዘብ የሌለው ሰው በስነ ሥርዓት ተምሮ እራሱን እንሊችል የሚያደርግ ህግ ነው።

በኢትዮጵያ የተለያዩ መሠረታዊ አገልግሎቶች የሚገኙባቸው ቦታዎች አሉ ከነዚህም ትምስርት የሚሰጥበት ቦታለማለት ነው በመህበረሰቡን ለማስተዳደር እና እውቀት እንዲያገኝ ለማራይጅ መንግሥት የራሱ የሆነ የሚናን ይወጣል፡፡

እየምድርንቧይ እየነው። ለው የጸዋት ዓይነት ለባህላዊ ሕክምእና ወይም ደግሞ የተለያዩ በሽታዎች ፈውስነት የሚያገለግል የጸዋት ዓይነት ነው ማለት ነው እጅግ በጣም እገረሚ እና በጣም የሚያስልንቅ ፈውስን የሚሰጥ ነው

ችኮሌት ከሱፐር ማርኬት ትምህርቶች መካከል የሚመደብ ሲሆን እጅግ ጠፋጭ እና በጣም ተወዳ ዚሆነ የምግባዓይነት ነው ማለት ነው። ይህም በተለያየ ከደር የሚሠራ አብዛኛውን ቡና ማከላት ያለው ሲሆን በተለያየ አማራጭ የመናገኘው ነው።

ቄስ የምንላቸው በኦርቶዶክስ ተዋህዶ እምነት ቤተ ክርስቲያን እስነ ሥርዓቱን የሚያስኬሄዱልን ሰዎች ናቸው ማለት ነው። የተለየ ክብር ያላቸው ወይም ደግሞ ከማህበረ ሰቡ የተለየ ትምህርት የተማሩ እና ማህበረሰቡን የሚያስተምሩ ልዩ ተሰጡ ያላቸው ናቸው።

ዝግባ ሀገር በቀል የሆነ ትልልቅ ከሚባሉ ዛፎች ውስጥ የሚመደብ የእጽዋት ዓይነት ነው ማለት ነው በተለያዩ አካባቢዎች ለተለያየ አገልግሎት የሚውል ለጣውላነት በጣም አስፈላጊ የሆነና የተለያዩ የጣውላ ሥራዎችን መካኝነት እንድንሠራ የሚያደርግልን ነው።